በጣም የሚያምር አጥርው ሁሉም ነገሩ የተስተካከለለት ህንፃ ወይም መኖሪያ ቤት ነው የምንመለከተው። ይህ መኖሪያ ቤት አጠገቡ የተለያዩ ውጤት የተለያዩ አገሬ ተካፈለለት የሚያምር ለመኖርያ ምቹ የሆነ መኖሪያ ቤት ነው።

ይህ የስነ ህንፃ የድሮ የሚመስል ወይም ደግሞ በጣም ከመቆየቱ የተነሳ ሳሮቹ ሁላ የበቀሉበት ህንፃ ሲሆን፤ አጠገቡ ደግሞ የሚያልፍ ወንዝ እንዳለ ያመላክታል ማለት ነው። አብዛኛውን ዝናብ በሚዘንብበት ጊዜ የሚጓዝ የሆነ ጭቃ የሆነ ውሃ አለው።

እጅግ የምታምር የሀበሻ ቀሚሴ የለበሰች ወይም ደግሞ በአሁኑ ሰዓት እንደተጠቀምንበት ማህበረሰቡ እየጠቀምበት ያለውን አልባሳት ለብሳ ነባሳት ጥልፍ ያለው አድርጋ ሴት ናት ማለት ነው በጣም ውበትን የተለበሰች ሴት ናት

ዋልያ ቢራ ነው የምንመለከተው ይህ ዋልያ ቢራ የቢራ ዓይነት ሲሆን የአልኮል መጠኑ እንደወይን የማይሆን ነገር ግን የአልኮል መጠን ያለው አይነት ነው።

ይህ እፅዋት ኮክ በመባል የሚታወቀው እፅዋት ሲሆን ይህ እፅዋት ደግሞ ፍሬን አፍርቶ ለምግብነት የሚውሉ የተለያዩ ፍሬዎችን ይዞ እናያለን ማለት ነው። ይህ አረንጓዴ ቅጠል ሲኖረው ግማሽ አረንጓዴ እና ቀይ ፍሬኖም ይዞ እናያለን ማለት ነው። ለጤና ጠቃሚ የሆነ የፍራፍሬ አይነት ነው።

የዱር እንስሳት የሆነችው ወይም ደግሞ የእንስሳት ከሚባሉ ዋልያ የምንመለከተ በአብዛኛው የኢትዮ ክፍል የማይገኙ አንዳንድ ቦታ ላይ የሚገኙ ብርቅዬ የሆኑ መካከል የምድር የሚያምር መልካ እንመለከታለን

የምግብ ዓይነት ነው የምንመለከተው በጣም የሚያምር የምግብ ዓይነት ዳቦ የተለያዩ ለጤና ጠቃሚና አስፈላጊ የሆኑ የምግብ ዓይነቶች ባንድ ውስጥ ተቀላቅለው እንመለከታለን

ማሊያ ለብሰው እየረጡ ያሉ ሁለት ሰዎችን ነው የምናየው ማለት ነው ከኋላቸውም የተለያዩ ብዙ ሰዎች አሉ በደንብ የሚታዩት ሁለት ናቸው ፊት ለፊት ያለው ኢትዮጵያ የሚል አረንጓዴ ቲሸርት እና ቀይ ቁምጣ ለብሶ እየሮጠ እንደሆነ እናያለን ማለት ነው።

የመሀፍ ሽፋን ነው። ይህም የመጽሃፍ ሽፋን ርዕሱ የስንት ቀለማት የሚደረስ ያለው የልብ ወለድ መጽሐፍ ነው። የተለያዩ ሀሳቦችን ይዞ የሚገኝ የመጽሐፍ አይነስ ይሆን ከእውነት የራስን ሀሳብ በመጨመር የሚፃፍ ነው።

የፋብሪካ መንደር የሚመስል ቦታ ነው። እይህ ቦታ የተለያዩ ነገሮች ድንጋይ የሚፈጭበት ከሬሸር አካባቢ ነው ማለት ነው። በትንንሽ የተፈጩ እና ተለቅተለቅብሎ የተፈጩ በተለያይ ዓይነት ቅርጽ የተፈጩ የድንጋይ አይነቶችን እና የተለያዩ ማሽኖችም አሉ።

የተለያዩ የልማት የሚያገለግሉ ዕቃዎችን እየሰራች ያለች ጥበበኛ እንደሆነችን የሚያመለክት ፈገግታዋን እንመለከታለን የተለያዩ ጥሪዎችን የተለያዩ መቁጠሪያ በጣም ብዙ የሚያማምሩ ስራዎችን የተለያዩ መቁጠርያ እና የተለያዩ የሚመገቡንን መመገብያዎች ሠርታለች።

የህለፍእንጀራችን አተሳጠን አሚን እውነ በእውነት አያሳጣል በጣዓም የሚያምር እንጀራ በእርጎ ካጠገቡም ደግሞ በርበር የተደርጉበት በጣም የሚጣፍጥ የምግብ ዓይነት ነው ምናይው አጠገቡም ደግሞ ወተት ይዙ የነበረው ገሬራ እና ብርበሬ ይዙ የነበረው ካ አጠገቧለ

እጅግ የሚያምር የኢትዮያጵያ የኦርቶዶክስ ተዋህዶ ቤተክርስቲያ ነው ፊትለፊቱም ከቤተክርስቲያኑ ፊት ለፊት ነጭ ነጠላን የለበሱ በጣም ብዙ የሆኑ የኦርቶዶክስ ተዋህዶ እምነት ተከታይ የሆኑ ህዝቦችን እናያለን ማለት ነው።

የሃይማኖታዊ ስነ ስርዓት የሃይማኖት ስርዓት የሙስሊም ሃይማኖት ማበረሰቦች ተሰብስበው የምናይበት ቦታ ነው ይህ የተለያዩ የሃይማኖታዊ ጉዳዮችን ለመነጋገር የሚቀርቡበት ቦታ ነው በጣም ብዙ ናቸው ብዙዎቹ ደረጃ ይታየኝም አብዛኛዎቹ ወንዶች ናቸው።

ይህ ሕቃ በአብዛኛው ጊዜ ቤት ውስጥ ለቁርጥ መያዣ የምንጠቅምበት ሲሆን እንጀራዎችም ሙሉ ለሙሉ ላ ለማቅረብ ቁራጠን የሚናቀርብበት የቤት ሕቃ ዓይነት ነው

ካሮትን ነው የምንመለከተው ይህ ካሮት ብጡካናማ ቀለም ያለው ፍሬ እና አረንጓዴ ቀለም ያለው ግንድ ወይም ደግሞ ቅጠሎች እንዳሉት እናውቃለን። ይህም ደግሞ ግንዱ ወይም ደግሞ ለኛ የሚንጠቀምበት መሬት ውስጥ ተቀብሮ እንደሚበቀል እናውቃልን።

የተለያዩ ምግቦች እና የተለያዩ መጠቶች የሚቀርብበት ምግብ ቤት እና ቡና ቤትኖ ማለት ነው የተለያዩ ሰዎች ቁጭብረው እይጠጡ እና እየበሉ እና ያለ ማለት ነው፡፡ የተለያዩ ምስሎች አጠገባቸው የተሳሉ በጣም እጅግ ድንቀ ምስሎች አሉ፡፡

ሥራን እየሠራ ያለ አንድ ሰውን እንመለከታለን የተለያየ እንጨቶች ተዳርድራው እነዛን እንጨቶች እየፈለጠ እየሸጠ የምናይበት እንትነው በመደርደርም ሥራን ጊዜውን ያጠፋል ማለት ነው እናም ጠንካራ ሠራተኛ ነው።

ባንዴራ ወይ መለያ ነው ይህ ዴራአኛው የአሪባንዴራ ሲሆን አንደኛው ደግሞ የኢትዮፒያ ምኖ ማለት ነው የአፍሪካው በአረንጓዴ የቀለም የተሳለ የአፍሪካ ካርታ ያለበት ሲሆን የኢቶዮፕያው ደግሞ አረንጓዴ ቢጫ ቀይ እና ማህን ላይ ሰማያዊ እና የብቻ ኮከብ ያለበት ምልክት ነው

ይህ ጥንጁት በመባል የሚታወቀው እጽዋት ሲሆን የእጽዋት ለተለያዩ አገልግሎቶች ይውላል ወይም ደግሞ ባህላዊ ሕክምና ለመስጠት ማለት ነው ባህላዊ ሕክምና እንግዲህ ከተፈጥሯዊ እጸዋቶችን የምኖስደው እና ይህ ጥንጁት ደግሞ ለተለያዩ ባህላዊ የሆኑ ሕክምናዎች ያገለግላል።

ሰውነታችን ለማጠንከር ጡንቻችን ፈርጠም እንዴል ለማድረግ የምንሰራው የስፖርት ዓይነት እየሰራ የምንመለከተው አንድ አቋሙ የሚያመር ሰው እንመለከታለን ማለት ነው። ለጤናችንም ለሰውነታችን አቋመም በጣም ጠቃሚ የሆነ ስፖርት እየሰራ ነው ክብደት እያነሳ ነው።